በምስሉ ላይ የምንመለከተው አንድ የኢትዮጵያ የገጠራማ ክፍል ቤት የሚያሳይ፤ እቃዎችን የደረደሩበት መንገድ በጣም የሚገርም አንዱን ቦታ ለብዙ አገልግሎት መጠቀም የሚያስችል መሆኑን ያሳየ ምርጥ አገላለፅ ነው።

በምስሉ ላይ የምንመለከተው የአፈር መሸርሸርን የሚከላከል የእርከን ስራ ነው። በጣም ደስ የሚል እይታ አለው። ዛፎች ደስ በሚል ሁኔታ በቅለዋል።

በምስሉ ላይ የምንመለከተው ነጭ መኪና ነው። በጣም ነጭ ፣ ንጽት ያለ ነው በጣም ያምራል። እንዲሁም መኪናው ያለበት አካባቢ በጣም ደስ የሚል ቦታ ነው።

በምስሉ ላይ የምንመለከተው አረንጓዴ ፣ቢጫ ፣ቀይ ያሸበረቀ ልብስ የለበሰ ዘፋኝ ነው የሙዚቃ ተጫዋች ።ከጀርባው ደግሞ በጣም የሚያምሩ ጥቁር ካባ የለበሱ የሀገር ባህል ልብስ የለበሱ ኢትዮጵያዊ ቀለም ያለው ነገር ያላቸው ሰዎችን ነው።

በምስሉ ላይ የምንመለከተው ህንፃወችን ለመውጣት አሳንሰር ነው ። ይህ ደረዳወችን ለመውጣት ቀላል መንገድ ነው ።

በምስሉ ላይ የምንመለከታቸው እንስሳ በጣም የሚያሳዝን ክፍት ብሉዋት አሻግራ የምትመለከት አይነት ዝንጀሮን ነው ፤ በጣም ነው ምታሳዝነው።

በምስሉ ላይ የምንመለከተው የፋሲል ግምብ ግቢ ነው። በጣም በሚያምር፣ ዘመናዊ በሆነ ፣ መንፈስን የሚያድስ የሆነ ፣ ቦታውን በሚመጥን መልኩ የተሰራ ቅርስ ነው።

በምስሉ ላይ የምንመለከተው በጣም የሚገርም አስደናቂ የሆነ የእፅዋት ማፊያ ቦታ ነው ። በዛላይ በጣም ብዙ ነው የተደረደረ በጣም የሚያምር ነው።

በምስሉ ላይ የምንመለከተው በጣም የሚያስፈራ ሲያዩት ራሱ ሚያስጠላ የሆነ እንስሳት ነው ።ደስ አይልም ሲያዩትም በጣም ነው ሚያስፈራው። ያለበት ቦታ ደግሞ ጫካና ደረቅ ሳር ያለበት አካባቢ ነው ።

በምስሉ ላይ የምንመለከተው በጣም ብዙ የመከላከያ ሰርዊት ያለበት ቦታ ነው። እጂግ በጣም ብዙ ነው። የሆነ ለማየት እራሱ ያዳግታል። ከጀርባቸው አረንጓዴ ዛፍ ይታያል። አልፎ አልፎ የኢትዮጵያ ብሄራዊ ባንዲራ ይታያል።

ምስሉ ላይ የምመለከታቸው ቆንጆ ሴቶች የሆኑ የሚያምር ሹርባ ተሰርተዋል። በጣም የሚያምር የሀገር ባህል ልብስ ለብሰዋል። ያሉበት ሜዳም እጅግ በጣም ደስ ይላል። በእጃቸው ደግሞ ጥጥ እየፈተሉ ይገኛሉ።